የኢትዮጵያ ዓመታዊ የጤና ኮንፈረንስ ይህ የህክምና ኮንፈረንስ በየአመቱ በጤና ባለሙያዎች የሚካኤል ሲሆን በሜዲሲን ኮንፈረንስ በመባል የሚታወቀ ነው በህክምና ምርመራ በጤና ዘርፍ እና በጤና ፖሊሲ ላይ ያተኮረ ነው።

ethio realistic ሽያጭ የቀረውን አፓርትመንት ቦታዎችን በማሳየት ላይ ያተኮረ ለመጠቀም ሲሆን ተጠቃሚ ሲፈልጉ ንብረት በአካባቢ እንዲያገኙ ያስችላቸዋል

ሸማች በንግድ ውስጥ በኢትዮጵያ ውስጥ ያሉ በጣም ፈጣን እቃዎችን ችርቻሮ እንዲሁም የተለያዩ አቅራቢዎች ለማገናኘት ይሠራል የኦንላይን የችርቻሮ መድረክ ሲሆን ምርቶቻቸውን በኦንላይን መድረክ እንዲሸጡ እና እንዲያዙ የሚያደርግ ዘዴ ነው።

ምዝገባ ማዕከል አዲስ አበባ ወርዳ የፋይዳ ምዝገባ ማዕከል ከእነዚህ ማዕከላት በአቅራቢያው ቀበሌ ደረጃ የሚገኙ የፋይዳ ገበያ የሚካሄድባቸው ቦታዎች ናቸው። በአቅራቢያ ባሉ ወረዳዎች የሚገኙ ዜጎች በቀላሉ እንዲመዘገቡ የሚያደርጉበት እና በጣም ብዙ ሰዎች እየሄዱ የሚመዘገቡበት የፋይዳ አገልግሎት የሚያገኙበት ቦታ ነው።

ነው ጥቃቅን የንግድ ግብይት እና ጊዜ ለምሳሌ የምናደርገት ስራት አብዛኛው ጊዜ ገንዘብ ገንዘቡን ሰጠን የምንፈልገውን ነገር እንወጣለን ይህም ያመጣል ማለት ነው

መርካቶ መርካቶ አፍሪካ ውስጥ ካሉ ትላላችሁ አየር ላይ ገብሩ ሲሆን በኢትዮጵያ የንግድ ህይወት ውስጥ ማእከላዊ ቦታ ነው ሁሉም አይነት ምርቶች አድባራት የሚገባ ያዩበት ድንቅ የሆነ ቦታ ነው

የኢትዮጵያ ብሔራዊ ባንክ ባህላዊ እንኳን የፌዴራል ተቋም ቢሆንም ቅርንፍ በባህርዳር የፋይናንስ ትርጓሜ ላይ የሚጫወቱ በክልሉ ውስጥ የገንዘብ ዝውውር የሚቆጣጠር ሲሆን፤ የገንዘብ ፖሊሲዎች ተግባራዊ ያደርግ ይህ ህንጻም በ ቀበሌ 14 ይገኛል።

የካቲት አስራ ሁለት የህክምና ኮለጂ ሆስፒታል የመንግስት ሆስፒታል ሲሆለጅ የማስተመመራከልሆነው ከቀርሙ የመንግስት ዘመን ጀምሮ አገልግት ሲሴጥ የቆይት ራይካዊ እንፃ ነ ሆስፒታሉን ለከተማ ህዝብ የህቀን አገሩ ትልቅ አስተዋጽም አለው።

የቅርንጫፎች የገንዘብ ማስገቢያ እና ማውጫ ዘዴ ማለትን ይህ ዘዴ ደግሞ ደንበኞች በባንክ ቅርንጫፎች ተጋይቶ ጥሬ ገንዘብ ወደ አካውንታቸው የሚያስገቡበት ወይንም የሚያወጡበት ዘዴ ሲሆን ምንም እንኳን ዲዜታ ክፊርስ እየጨመሩ ቢመጡም ይህ አገልግሎት በተለይም በበከፍተኛ መጠን ያለው ገንዘብ ለመለዋወት ሲባል ግደታ አንነዚህን ዘዴ እንጠቀማለ ማለት ነው።

የጥሬ ገንዘብ ዝውር የትዮጵያ በባክ በአገሎቱ ውስጥ ያሉለውን የጥሬ ገንዘብ ፍሰት ያስተዳድራል እንዲሁም እየአገልግሉት ገንዘብ ከባንጎች ወደ ሕዝብ እና ከዙብ ወደ ባንኮች እንዲዘወርም ያደርጋል የገንዘብ ዝውር በብዛት እና አጥራት በኢኮኖሚ እንቅስቀሴ ላይ ቀጥተኛ ተጽነ አለው ምክንያቱም የገንዘብ ውሽፍት እንዳይፈጠር፡፡

ባንኩች ገንዘብ ለማበደር ሲፈልጉ በቅድሚያ ጥር ገንዘብ ባንኩ ላይ እንታንቀሳከስ እንድተስቀምጥ ያደርገሉ ።ይህም የመኑበት ምክንያት ምድነ ወደፊት ታማኝነቱ ማለት ምኔያል ገንዘብ እንያሉ ለማወቅ እና ምንያል ገንዘብ እንደሚያዘዋው ለማረጋገጥም ጭምርት ነው።

ቅዱስ ጳውሎስ ሆስፒታል ቅዱስ 2 ሚሊኒየም ክሊኒክ ኮሌጅ የሚባለው ቅዱስ ጳውሎስ ከኢትዮጵያ ትልቁ የመንግስት እና የማስተማሪያ ሆስፒታል እነው ውብስብ የሕክምን አገልግሎት የምመርመራ ሥራዎች ይሰጣል በተለይ የሕክምና ዝርፍ ልዩ ባለመዎች ተሰጡ አላቸው።